ከላይ በምስሉ ላይ የምንመለከተው የአማራ መገናኛ ብዙሀን ወይም ደግሞ የአሚኮ የዜና መፅሔት በሚባለው የዜና ክፍሉ ላይ ስለ አሲዳማ አፈር መግለጫ እየሰጠ ይገኛል። ከዚያ በተጨማሪ በጎን አንዲት ሴት በምልክት ቋንቋ እያስተረጎመች ትገኛለች።

ዶክተር አድሃኖም ከኢትዮጵያ አልፎ በአለም ላይ እጅ ትልቅ ስራን ሲሰሩ የነበሩ ታዋቂ ሰው ናቸው።

ከቤት መገልገያ ቁሳቁሶች በተለይም አሁን ከሚሰሩ እቃዎች ውስጥ አንዱ የሆነው ኪቺን ካቢኔት ይህም የተለያዩ የቤት ውስጥ መገልገያዎችን በአንድ ቦታ አስተካክሎና ሸክፎ ለማስቀመጥ የሚያገለግል የቤት ዕቃ ነው እናም ብዙዎቹ አሁን አሁን በቤታቸው እያሰሩት ይገኛሉ።

ከቤትና ቢሮ እቃዎች መካከል ሆኖ ወንበር ነው ይህ ሰዎች ከድጋሚ የሚያደርገው እና በቢሮዎች ጉዳይ በመጣበት ጊዜ ድርጅቶች ባለቤት በመቀመጥ ሰዎች የሚያስተናግዱበት የመሳሪያ አይነት ነው።

ጊዜ የተለያዩ ፊልሞችን የማር የሚሆን የካሜራ እግዚያብሄር የመጣ ብዙ ሰዎች ራሳቸውን እያስተማሩ እንዲሁም የተለያዩ ትምህርቶችን በመውሰድ እየሰሩበት የሚገኙት መሳሪያ ነው

ከላይ በምስሉ ላይ የምንመለከተው ክሬን በመባል የሚታወቀውን የመኪና አይነት ሲሆን ይህም ከበባድ እቃወችን በቀላሉ ለማንሳት የሚያገለግል ነው። አሁን በምስሉ ላይ እንደምንመለከተው ከበባድ እቃወችን ከመኪና ላይ እያወረደ ወይንም ደግሞ መልሶ እያስቀመጠ እንመለከታለን።

በኢትዮጵያ ውስጥ አገልግሎት ከሚሰጥ ተቋማት መካከል አንዱ የሆነው የኢትዮጵያ ፖስታ አገልግሎት ድርጅት የሆነ መለያ ፖስታ አገልግሎት ድርጅት በአማርኛ በእንግሊዘኛ የተጻፈበት ነው

በሀገራችን ብዙ አይነት የመልክዓ ምድር አይነቶች አሉ ከእነዚህ ውስጥ በጣም ለአይን ሳቢ ከሆነው የመልክዓ ምድር አይነቶች ውስጥ አንዱ የሆነው አረንጓዴና ለምለም አከባቢ ሲሆን ይህም የተለያዩ ዛፎች ከዛም በተጨማሪ ደግሞ ዛፎች የተለያዩ ቅጠሎች የሚገኙበት ሰዎች እራሳቸውን ለማዝናናት ከዛም በተጨማሪ ደግሞ በገጠሩ አካባቢ ምርትን ለማምረት የሚጠቀሙበት የአከባቢ አይነት ነው።

በኦርቶዶክስ ተዋህዶ እምነት በኩል የሚደረጉ የተለያዩ ስነ ስርዓቶች አሉ፤ ከነዛ መካከል በቅዳሴ ሰዓት ካህኖች እየዞሩ ቤተ መቅደሱን እጣን በማጨስ ከቦታ ቦታ ይለውጡታል። እና በምስሉ ላይ እንደምንመለከተው አንድ ቄስ እጣን ወደ ማጨሻው አድርጎ ይሄንን ተግባር እያከናወነ እናያለን።

በሱፐር ማርኬት ውስጥ ከምናገኛቸው ምርቶች መካከል የወተት ምርት አንዱ ነው። ለተለያዩ ለህፃናት ሊሆን ይችላል እንዲሁም ለትላልቅ ሰዎች ሊጠቀሙት ይችላሉ የሚጠቀሙት የተለያየ አይነት ሲሆን ለተለያዩ ድርጅቶች የተመረጡ የተለያዩ አይነት የወተት ምርቶችን ለማግኘት የተመረጠና አመቺ የሆነ ቦታ ነው ለማግኘት።

ከላይ በምችላይ የሚንመለከተው ትራክተር በመበር የሚታወጋዊ የመሣሪያ ዓይነት ሲሆን ይህም የግብር እና ውጤቶችን በቀላሉ ለማግኘት እንዲሁም ደግሞ የሰዎች ጉልበት እንዳይበዘበዝ በቀላሉ ውጤትን ለማግኘት የሚያስችል የመሣሪያ ዓይነት ነው።

ከላይ በምስሉ ላይ የምንመለከተው በስጋ የሚዘጋጅ የምግብ አይነት ሲሆን። ይህም እጅግ በጣም ጣፋጭ የሆነ ጣዕም ያለው ሸክላ ጥብስ በመባል የሚታወቅ የምግብ አይነት ነው እና ብዙውን ጊዜ ስጋ ቤት ላይ የሚዘጋጅ ብዙ ሰዎች ምርጫቸው የሚያደርጉት የምግብ አይነት ነው።

ሰዎች ከቦታ ቦታ ለማጓጓዝ የተለያዩ አይነት መንገዶችን ሊመርጡ ይለላሉ ከእነዚህም ውስጥ አንዱ የሆነው የህዝብ መገልገያ አውቶብሶች ሲሆኑ እነዚህም እጅግ በርካታ ሰዎችን አንድ ላይ በመጫን ረጅም ጉዞዎችን ከአንድ ሀገር ወደሌላ ሀገር ለመሄድ የሚያስችሉ ዘመናዊ በሆነ መልክ የሚሰሩ የመጓጓዣ አይነቶች ናቸው።

በባህር ዳር ከተማ በኮሪደር ልማት የተሰሩ ፕሮጀክቶች አሉ ከእነዚህም ውስጥ አንዱ የሆነው በቀድሞ በጊዮን መናፈሻ አካባቢ የተሰራው ቦታዎች ሲሆኑ ለህዝብ ክፍት የተደረጉ ጣናን በግልጽ የሚያሳዩ መናፈሻ ቦታዎች ናቸው።

ይህ የሚንመለከተው የምግብ ዓይነት ዶሮ ወጥ በመባል የሚታወቀ ምግብ ሲሆን በአገራችን በኢትዮጵያ በተለይም በባዓላት ጊዜ የሚዘወተር የምግብ አይነት ነው። እናም የተለያዩ የዶሮ ብልቶች ከዛም በተጨማሪ እንቁላል አንድ ላይ ገብቶበት እጅግ በሚጣፍጥ ምልኮ የሚሰራ ባህላዊ የምግብ አይነት ነው።

ሰዎች የግል ህይወታቸውን ለማሸነፍ የተለያዩ ሥራዎችን ይሠራሉ ከና ጊዚህ መካከል ተለዩ የጉልበት ሥራዎች ሊሆንቻሉ ከዘንብ የተጨማሪ ደግሞ ከራዥ ውስጥ ኤምሳሩ የተለዩ ስራዎች አሉ በከራሽ ከኤሚሰሩ የስራዎች ጃይነች ውስጥ አንዱ የመኪና ቀለም መየር ሲሆን ይህም መኪናዎችን ላችው ላይ ያለውን ቀለም በማስለቀቅ ተለዩ ቀለሞችን በመቀባት የሚደረግ መንገድ ነው፡፡

በሀገራችን በኢትዮፒያ እጅግት አላቅ የሆኑ በሀብት መጠናቸውን በተለም ብዙ ጊዜ የተጠቃሽ ከሆኑ የታዋቂ አባቶች የም ደግሞ ስታልቅ ስፍራ አካላቸው ቦቶዎታውጎች መካከል እንዲሆኑት ሼሽ ሁሴናላ ሙጂ ሲሆኑ እዲሰው እጅግ በጣም በርካታ የሆኑ ኢንቨስቲመንቶች ላይየተሳተፉ እንዲውም በኢትዮጵያ ሀብት ማማ ላይ ጅግ ከፍሰኛው የሚና የሚዙ ሰው ናቸው።

በአሁን ጊዜ ነገሮች የሚፈልጋቸውን እቁሳውቁሶቹ እና ቃቦች ከዘን በተጨማሪ አትክልት ና ፍራ ፍሪዎችን ኦን ላይን ላይ ማዘዝ የተለመደ ሆኗል። ይህንም የተግበረ የሚያሳይ ማስታውቂያ ሲሆን ፍሬሽ የሆን ወይምደግሞ ትኩስን በንባል ለሚታወቅ አፕሊcሽን እያስተዋወቀን እደመለከት ለን እናም እነዚህ ከፍሬሽ ሆኑ ግና ብዙ ጊዜ ያልቆዩ ፍራ ፍሬዎችን ለደንበኛ የሚደርሱበት መንገድ ነው።

ከላይ በምስሉ ላይ የምንመለከተውቸው እጅግ ውብ የሆኑ ባልና ሚስት የሰርግ ስነስርዓታቸውን እያካሄዱ ይመስላል ሁለቱም የሙሽራ ልብስ ለብስው እጅ ለእጅ ተያይዘው ሚያምር አለባበስን ለብሰው እንመለከታለን።

ሱፐeርማርኬት ውስጥ የተለዩ ምርቶችን የሚናገኝት ሲሆን እነዚህም መካከል ብዙ ለጤና አሪፍ የሆኑ ምርቶችን እናገኛያለን እናም ይህ አንዱ የሆነው የmሪንጋ አይነት ሲሆን ይ ኢtዮ moriንጋ ሚል ብራንድ ያለው ተወስ ጤናቸውን ለመጠበቅ የሚጠቀሙት ከቀታልተፈስተ የሚግዘጋች የምህርተይነት ነው

ከላይ በምስሉ ላይ የምንመለከተው ከመጓጓዣ መኪኖች ውስጥ አንዱ የሆነው የህዝብ መገልገያ ባስ ሲሆን ይህም ከሀገር ሀገር ረጅም ጉዞን ለማካሄድ ብዙ ሰዎች የሚመርጡት የመጓጓዣ አይነት ነው። እናም የምንመለከተው የባስ አይነት የኛ ባስ የሚል ስያሜ ያለው የባስ አይነት ነው።

ከላይ በምስሉ ላይ የምንመለከተው የአንድ የመፅሐፍ ሽፋን ይህ የመፅሐፍ ሽፋን አዲስ የሚባል መፅሀፍን የሚሳይ እና አዲስ የሚለወ በቢጫ ቀለም የተፃፈ ከጀርባው ያለው ደግሞ ወይነጠጅ ቀለም ነው።

ከላይ በመስሉ ላይ የምንመለከተው ከኢትዮጵያ ቅርሶች ውስጥ አንዱ የሆነው እጅግ ጥንታዊ እና በዩኒስኮ ከተመዘገቡት ቅርሶች ውስጥ አንዱ የሆነ የሶፍ ኦመር ዋሻ ነው። ይህም ለእይታ እጅግ በጣም ውብ የሆነ ውስጡ ላይ ውሃን የያዘ የሚያምር ተፈጥሯዊ ቅርፅን የያዘ ዋሻ ነው።

ከላይ በምስሉ የምንመለከታት እጅግ በጣም ውብ የሆነች አንድ ወጣት ሴት ስትሆን ይችም ሴት ፀጉሯን የሚያምር ሹሩባ የተሰራች በአብዛኛው የትግሬ ሹሩባ ብለን የምንጠራው ከላይ በጣም በቀጫጭኑ ሹሩባ ከታች ደግሞ ፍሬዝ የሚኖረው ለአሰራር አመቺ ነው።

ከላይ በምስሉ ላይ አንድ ገጠራማ አካባቢ የምትኖር እናት እህል በሰፌድ ላይ ይዛ እየነፈሸች ወይንም ደግሞ እየለቀመች እንመለከታለን። እናም ያለችበት አካባቢ በረሃማ ሁኖ ግን የተወሰነ አንዛቦች አሉት። ለእይታ እጅግ ማራኪ ነው። ከሴትየዋ ፊት ላይም እጅግ የሚያምር ፈገግታ እንመለከታለን።

ከላይ በምስሉ ላይ የምንመለከታቸው እጅግ በጣም ከፍተኛ ቁጥር ያላቸው የመድኃኒት የክኒን አይነቶች ናቸው። ነጭ ቀለም ያለው ለምን በሽታ እንደሆነ ግልፅ ያልሆነ ደግሞ አንድ ማስቀመጫ ላይ በጣም በብዛት ተጠራቅሞ የተቀመጠ የመድሀኒት አይነት ነው።

ከላይ በምስሉ ላይ የምንመለከተው ከኢትዮጵያ ቅርሶች ውስጥ አንዱ የሆነው የላሊበላ ውቅር አብያተክርስቲያን ሲሆን ይህ ቅርስ ወይንም ደግሞ አብያተክርስቲያን በላሊበላ ከተማ የሚገኝ እጅግ በጣም በአመት ውስጥ ብዙ ጎብኝዎች ሊጎበኙት የሚመጡት ቦታ ነው።

ከላይ በምስሉ ላይ የምንመለከተው የተለያዩ ሰዎች በጣና አካባቢ በመሆን አሳን ሲያጠምዱ ፊት ለፊት የምንመለከታቸው ሁለት ህፃናት አንድ ላይ በመሆን መረብ በመጎተት ላይ ይገኛሉ። እናም ይህ መረብ አሳዎችን ለመያዝ የሚያገለግል መረብ ነው።

ከላይ በምስሉ ላይ የምንመለከተው እጮኛሞች ሰርግ ወይንም ደግሞ ወደ ትዳር ሊገቡ ሲሉ ሴቷን እንድታገባው የሚጠይቅበት የስነስርዓት አይነት ነው። ይህም የተለያዩ ዲኮሮችን በማዘጋጀት እንድትደሰት በማድረግ ለጋብቻ የሚጠይቅበት ስነስርዓት ነው።